የፊንፊኔ አጠቃላይ ሆስፒታል በአዲስ አበባ ውስጥ ለተለያዩ የጤና ችግሮችን አጠቃላይ የህክምና የሚሰጥ የመንግስት ሆስፒታል ነው። ብዛት ያለው ህዝቦችን የማስተናገድ የሚችል ሰፊ የጤና ማዕከል ነው ።

የግብረ ስጋ ግንኙነት በሽታ ህክምና ለአዋቂወች የሚሰጥ እንክብካቤ ሲሆን እንደ ጨብጥ ጭጥኝ እና የብልት ላይ ቁስለት ያሉትን በሽታወች ምርመራ እና ህክምና በመስጠት ስርጭታቸዉን ለመከላከል ይረዳል።

የጤና ሰርተፊኬት አሰጣጥ በምግብ እና በመጠጣት ስራ ላይ ለሚሳተፉ ሰራተኞች የግዴታ የሚሰጥ ሲሆን ከበሽታ ነፃ መሆናቸውን በማረጋገጥ የበሽታ ስርጭትን የሚከላከል አካባቢ ጤና ተግባር ነው

ጸረ ትል መድሀኒቶች በአፈር አማካኝነት የሚተላለፉት ትሎችን ለመከላከል በአመት ሁለት ጊዜ ለትምህርት ቤት ልጆች በስፋት የሚሰጥ የህዝብ ጤና ዘመቻ ነዉ።

የመጨፈርና የወሲብ ጥቃት ህክምና ምላሽ ጥቃት ለደረሰባቸው ሰዎች ያስቸኳይ ህክምና ምርመራ ያደጋ ጊዜ መከላከያና የህግ ማስረጃ መሰብሰብን የሚያካተት ወሳኝና ልዩ አገልግሎት ነው

ኮሌራ በውሃ ማከኝነት የሚተላለፍ አደገኛና ፈጣን ተቅማጥ የሚያስከትል በሽታ ነው በተለይ በንጽህና ጉድለት ምክንያት በየጊዜው በሀገሪቱ ድንገተኛ ወረርሽኝ ያስከትላል በፈሳሽ አቅርቦትና ንጽህና አጠባበቅ ይከሰታል።

የወባ ትንኝ መራቢያ ቦታዎችን መውደም እና መጥፋት የትንኝ የሚራባባቸውን ቦታዎች የቆመው ውሃ ቦታዎችን እና የተጣሉ ጎማዎችን በማስወገድ ወይም በማድረቅ የበሽታውን ስርጭት የሚቀንስ የሕይወት አድን ተግባር ነው።

የፋርማሲስት የሀገሪቱ የመድኃኒት አቅርቦት ስርጭትና አጠቃቀም ላይ ቁጥጥር የሚያደርጉ ናቸው የመድኃኒት ጥራትንና ደህንነት በማረጋገጥ በተቋማት ውስጥ ወሳኝ ሚና የሚጫወቱ የህክምና ሠራተኞች ናቸው።

የሮታ ቫይረስ ክትባት ለህፃናት ላይ ድርቀትና ተቅማጥ የሚያስከትለውን የሮታ ቫይረስ ለመከላከል የሚሰጥ ክትባት ነው የተቅማጥ ሞትን ለመቀነስ ወሳኝ ነው።

የጥርስ መንቀል በኢትዮጵያ ከሚሰጡ የጥርስ ህክምናዎች መካከል አንዱ ሲሆን በተለይም የበሰበሰን እና መዳን ያልቻለን ጥርስ ለማስወገድ፣ ህመምን በፍጥነት ለማስታገስ ያገለግላል።

አዲስ የተወለዱ የህፃናት መተንፈሻ ድጋፍ የመተንፈስ ችግር ያለባቸውን ህጻናት ለመርዳት ሆስፒታሎች ውስጥ የሚሰጥ የአየር መናፈሻና ሌሎች የወቅቱ ድጋፍ አገልግሎቶችን ያካትታል

የራስን የማጥፋት ሀሳብ ምክክር ስሜታዊ ቀውስ ውስጥ ላሉ ሰዎች የህክምና እና የስነ ልቦና ድጋፍ በመስጠት የይወትን ለማዳን የሚሰጡ ወሳኝ የድንገተኛ አገልግሎት ተግባር ነው

የማህፀን በር ካንሰር ምርመራ በኢትዮጵያ ሴቶችን ከሚያጠቁ ዋና ዋና ካንሰሮች አንዱ ለመከላከል ቀደም ብሎ ለመለየት የሚሰጥ የመከላከያ ምርመራ ነው ወቅታዊ ህክምናን የሚያስችል የስነ ተዋልዶ ጤና አጠባበቅ ተግባር ነው።

የፒዬንታ ቫለንት ክትባት ባአንድ ጊዜ ከአምስት ገዳይ በሽታዎች እንደ ዲፍቴርያ ቲታነስ ደረቅ ሳል ሂፖታተስ ቪ እና ሂፕ የመከላከ ድብልቅ ክትባት ነው። የህፃናት ክትባት ምርሃ ግብር ዋና አካል ነው።

የጡት ወተት ብቻ የማጥባት ህጻናትን ከመወለዳቸው ጀምሮ እስከ ስድስት ወር ውጪ ድረስ ከሌላ ምግብ ወይም ፈሳሽ ውጪ በጡት ወተት ብቻ ማሳደግ ነው። በሽታን የመከላከል አቅምንም ይጨምራል።

የተመጣጠነ ምግብ ምክክር እናቶች ለህፃናት ትክክለኛውን የተመጣጠነ ምግብ እንዴት ማቅረብ እንደሚችሉ የሚማሩበት አገልግሎት ነው። የስነ ምግብ መከላከል ዋነኛ መሳሪያ ነው።

ዶ/ር ደበበ ልበ መስቀል የቀደምት የቀዶ ጥገና ሃኪም ሲሆን በኢትዮጵያ የቀዶ ጥገና ሕክምና ዘርፍ ውስጥ ግንባር ቀደም የሆኑ የሰፈሩእና በብዙ ዓመታት ልምዳቸው እውቀታቸው በርካታ ህመማንን ያዳኑ ታሪካዊ የሕክምና ባለሙያ ናቸው፡፡

የመንጋጋ ቆልፍ በአብዛኘው የይህን ጉሮሩ እና ያፍንጫ ኢንፌክሽን የሚያስከትል ባክቴሪያ ነው። በኢትዮጵያ በክትባት አማከኝነት ቁጥጥር ከተደረግበት ቢሆንም አልፎ አልፎ መከሰቱ የክትባት አስፈላጊነትን ያሳያል።

እስክሪንግ ፕሮግራሞች በሽታዎች ገና ሳይበረቱ ቀደም ብሎ ለመለየት የሚደረግ መመራን ለምሳሌ እይታ የመስማት ችግር ወይም ለልብ ችግር ነውና ወሳኝ ናቸው።

የአፍ ውስጥ መከላከያ ክኒን በየቀኑ የሚወሰዱ እና የእርግዝናን የሚከለከሉ ክልኒኖች ናቸው በቀላሉ የሚገኙ እና የሚታወቁ የቤተሰብ ምጣኔ ዘዴዎች ሲሆኑ በጤና እክስቴንሽን ሰራተኞችም ይሰጣሉ።

የጥርስ ጽዳት እና ማጣራት በጥርሶች እና በድድ ላይ የተከማቸውን ድንጋይ እና ቈሻሻ በማስወገድ የድድ በሽታን እና ያፍጠረነን ለመከላከል በየስድስት ወሩ የሚሰጥ መደበኛ አገልግሎት እና የጤና የጥርስ ሕክምና ነው።

የእጅ መታጠብ ልምድ ባለም አቀፍ ደረጃ በኢትዮጵያም ትልቅ ትኩረት የሚሰጠው ይንጽህና ልማድ ነው ከምግብ በፊት እና ከመጸደረጃ ቤት በኋላ እጅን በሳሙና እና በውሃ መታጠብን በማስተማ ተቅማጥን ይቀንሳል፡፡

የላብራትሪት ቴክንሽያን ለበሽታዎች ትክለኛ ምርመራብ ወሳኝ የሆኑትን ሥራዎች የሚያከናውኑ ባለሙያዎች ናቸው። እንደ ወባ እና ኮቪድ- 19 የመሳሰሉ ተላላፊ በሽታዎችን በመለየት ይታወቃሉ።

ይህ ቄሳርያን ቀዶ ጥገና በድገተኛ ጊዜ ወይም አስቸጋሪ በሆነ ወሊድ ወግ የእናተን እና የፃኖ ሚይወት ለመታደግ የሚድረግ ቀዶ ጥገና ነው። ለእናጡት ወሳኝ ከመሆኑ የመዳኛ አገልግቶችም አንዱ ነው።